ቆሼ የቆሻሻ መጠራቀሚያ ስፍራ ይህ ቦታ በአዲስ አበባ ከተማ ውስጥ ለበርካታ 10 ዓመታት ዋነኛው የከተማዋ ቆሻሻ መጣያ ሲሆን እያገለገለ ነው በከተማዋ ደቡብ ምዕራብ ጫፍ ላይ ይገኛል ቆሼ ለረጅም ጊዜ የከተማውን ቆሻሻ በመቀበል ቢታወቅም የቆሻሻ መጣያ ቦታ በመሆኑ የጤና ችግር አስከትሏል።

የአፍሪካ ህብረት ኤሌክትሮኒክስ መተግበሪያ ምንም እንኳ አለም አቀፍ ቢሆነም በአዲስ አበባ ውስጥ ለዲፖሎማቶች እና ለ አፍሪካ ህብረት ሰራተኞች ለፓሰፖርት እና የጉዞ ሰነድ አገልልግሎቶችን የሚሰጥ የኤክትሮኒክስ መተግበሪያ ነው።

የጤና ተቋማት የሕዝብ ትምህርት ማዕከላት በጤና ጣቢያዎች እና ሆስፒታሎች ውስጥ የሚገኙ ሲሆን፤ ህዝቡ ስለ ተላላፊ በሽታዎች ስለ እናቶችና ሕፃናት ጤና ትምህርት እንዲያገኙ የሚያስችሉ ናቸው። ይህም ማህበረሰብ መደገፍ ረገድ ከፍተኛ ሚናን ይጫወታል።

የቴሌ ሜድስን ቴክኖሎጂ በሩቅ የሚገኙት አካዋና ሆስፒታሎች ጋር በቪዲዮ እና በመረጃ ለማካኝነት በማገናኘት የጤና አገልግሎት እንዲያገኙ ያስችላል በተለይም በገጠር አካባቢዎች የህክምና ባለሙያዎችን ይረዳል።

ቴኒስ የጠረጴዛ ቴኒስ በተለይ በትምህርት ቤት ውስጥ ተወዳጅ ሲሆን የሜዳ በአዲስ አበባ በሚገኙ የስፖርት ክለቦችና ሆቴሎች በመጠኑ ለወጣቶች እና ለታዳጊዎች ከፍተኛ የሆነ የደስታ ምንጭ ነው።

ቢሾፍቱ ከተማ ፖስታ ቤት ቅርንጫፍ በብሾፍቱ ደብረዘይት ከተማ የሚገኝ ሲሆን በአካባቢ ለሚገኙ የመከላከያ ተቋማትና የንግድ መዋዕከላት አገልግሎት ይሰጣል ይህም ተቋማትና ለንግድ ከፍተኛ የሆነ ራ

የፊንጫ ወንዝ አከባቢ አረንጓዴ ስፍራ ብሔራዊ ፓርክ ባይሆንም በአካባቢ ባለው ሃይል ማመንጫ ግድብ ምክንያት የተፈጠረ የውሃና አረንጓዴ በአካባቢው ለሚኖሩ ህዝቦች መዝናኛ የመዝናኛ ማእከል በመሆን ያገለግላል።

የቴሌኮም አገልግሎት ማመልከቻዎች ኢትዮ ቴሌኮም የቴሌኮም አገልግሎቶች እንደ አዲስ ስልክ መስመር የኢንተርኔት ግንኙነት እንዲመዘገቡ በመስመር ላይ ማመልከቻዎችን እንዲቀበል ያስችለዋል ይህም ለበርካታ ዜጎች ድካምን ቀንሷል

የዩኒቨርሲቲ ተማሪዎች ውጤት ምደባ ናቸውየሁለተኛ ደረጃ ትምህርት ያጠናቀቁ ተማሪዎች ወደ ከፍተኛ ትምህርት የሚመደቡበትን ውጤት ምደባ የሚመለከቱበት አገልግሎት ነው።

የካቲት 66 ትምህርት ቤት መቀሌ በትግራይ ክልል ዋና ከተማ መቀሌ ከሚገኙ ታዋቂና ታላላቅ የመንግስት ትምህርት ቤቶች አንዱ ነው በክልሉ የትምህርት ጥራት ዕድገት ላይ ትልቅ ሚና ያለው ሲሆን ለክልሉ ከፍተኛ ቁጥር ያላቸውን ተማሪዎች ያዘጋጃል

የሃዋሳ ሐይቅ ዳር ፓርክ በደቡብ ኢትዮጵያ ክልል ዋና ከተማ ሀዋሳ የሚገኝ ሲሆን ለዝብ በመዝናኛና ለእረፍት የተዘጋጀው አረንጓዴ ስፍራ ነው ጉዞ ለአሳማ ለወፎች መመልከቻ መቼ የሆነ ስፍራ ነው።

የወጣቶች ስካዎት እና የአካባቢው ጥበቃ ክበባት ማዕከላት ወጣቶች ለአካባቢው ጥበቃ እንዲሰሩ ፣ለህዝብ እንዲያገለግሉ እና የዜግነት ክዕሎቶችን እንዲያዳበሩ ያበረታታሉ ይህም ወጣቶች በሀገር ፍቅር በልጽገው እንዲያድጉ ይረዳል።

ሰመራ ከተማ ብሔራዊ መታወቂያ ማዕከል በአፋር ክልል ዋና ከተማ የሚገኝ ሲሆን በክልሉ ያሉትን የብሔራዊ መተወቂያ ፕሮግራም እንቀስቃሴዎችን ይቆጣጠራል። ይህም ለአፋር ከተማ ነዋሪዎች ከፍተኛ የሆነ የመታወቂያ አገልግሎትን ይሰጣል።

የግብር እና ማህበራት ማዕከላት በገጠር አካባቢዎች የሚገኙ ሲሆን አርሷ አደሮች የግብር እና ምርቶችን እንዲያከማችው ቴክኖሎጂን እንዲለዋወጡ እና የገበያ መረጃ እንዲያገኙ ያስችላል። ይህም ለገበሪዎች ጠቃሚ የሆነ አስተዋጾን አበርግቷል።

የእንጦጦ ፓርክ በአዲሳ አበባ ከተማ ሰሜናዊ ክፍል በእንጦጦ ተራራ ላይ ከፍታ ውሃ የሚገኝ ተፈጥሮን ከዘመናዊ መዝናኛ ጋር ያዋሃደ ልዩ ፓርክ ነው።

የአፍሪካ ምንጭ ማፈላለግ እና ፋሽን ሳምንት በአፍሪካ ትልቁ የጨርቃጭርቅ እና የፋሽን ኢንዱስትሪ ንግድ መድረክ ሲሆን የኢትዮጵያን ጨርቃጭርቅ አቅም ለዓለም አቀፍ ገበያ ያስተዋውቃል ይህም። ይህም ኢትዮጵያ በተለያዩ ዓለም ህገራት እንድትታወቅ ልዩ መድረክም ፈጥሯል።

የጉንደር ከተማ አውራ ጎዳናዎች በጎንደር ከተማ ውስጥ ለቱሪዝም እና ለንግድግ ስቃሴ ይወሳኝ የሆኑ የመንገድ መሰረ ተለማቶች ናቸው የጎንደር ከተማ ነዋሪዎችንም በከፍተኛ መንገድ እያረዱ እና እያገለገሉ የሚገኙ ልዩ መንገዶች ናቸው

አስፋ ወሰን አንደኛ እና ሁለተኛ ደረጃ ትምህርት ቤት አዲሳ በባ በአዲስ አበባ ውስጥ ከብዙ ዓመታት በፊት የተቋቋመ ሲሆን በከተማዊ የትምህርት ጥራት ላይ ቀጣይነት ያለው አስተዋጹ በማድረግ ይታወቃል። ይህም በአዲስ አበባ ከተማ ለተወለዱ ተማሪዎች ክፍተኛ የሆነ የትምህርት ጥራትን በማንበርከት ይታወቃል።

አርባ ምንጭ የፓስፖርት አገልግሎት ማዕከል በአርባ ምንጭ ከተማ የሚገኝ ሲሆን በአካባቢው ለሚገኙ ዩኒቨርሲቲ ተማሪዎች እና ለህዝቡ የፓስፖርት አገልግሎትን በምስጠት ላይ የሚገኝ ልዩ ተቋም ነው። ይህም ለአር0 ምንጭ ዩኒቨርስቲ ተማሪዎች ከፍተኛ የሆነ መንገላታትን ቀንሶላቸዋል።

ጂማ የፓስፖርት አገልግሎት ማዕከል ኦሮሚያ በኦሮሚያ ክልል ደቡብ ምእዕራብ አካባቢ ለሚገኙ ዜጎች የፓስፖርት አገልግሎት የሚሰጥ መዕከል ነው ይህም ለጅማ ከተማ ነዋሪዎች ትልቅ የፓስፖርት አገልግሎትን በመስጠት እረፍትን እንዲያገኙ አድርጓቸዋል።

የኤሌክትሮኒክስ ግብር ማስከቢያ እና ክፍያ ይህ አገልግሉት በገቢዎች ሚኒስቴር የሚሰጥ ሲሆን ኩባኒዎች እና ግብር ከፋዮች የመንግሥት ግብሮችን እንደ ተጨማሪ እሴት ታክስ እና የድርጅት ገቢ ግብር በመስመር ላይ እንዲሙሉ እና ክፍያ እንዲፈጽሙ ያስችላል።

ደሴ የፓስፖርት አገልግሎት ማዕከል አማራ በደሴ ከተማው የሚገኝ ሲሆን በሰሜን አማራ ክል የሚገኙ ዞኖች የፓስፖርት አገልግሎትን ይሰጠል ይህም ለአማራ ብሔረሰብ ተወላጆች እንዲሁም ለደሴ ከተማ ነዋሪዎች ከፍተኛ የሆነ የፓስፖርት አቅርቦትን በመስጠት ላይ የሚገኝ ተቋም ነው

የአዋሽ ገላንድልዴ በአዲሳ ባ አቅራቢው ይገኛል። በአዲሳ በባ እና በአዳማ መካከል ባለው መስመር ላይ የሚገኘ ሲሆን ትልቅ የተራንስፖርት ድርሻ አለው። ይህም አዲስ አበባን እና አዋሽን የሚያገነኝ ልዩ መንገድ ነው።